ተፈጥሮ የምንለው በተፈጥሮ ልናገኛቸው የምንችላቸው ነገሮች ሲሆኑ አካባቢ ማለት ደግሞ ተፈጥሮአዊም ፣ ተፈጥሮአዊ ያልሆኑትም ነገሮችን አብሮ በጋራ አቅፎ የያዘ ነገር ነው ።

ማኀበረሰብና ቤተሰብ የምንለው ዜጋ ወይም ደግሞ የግለሰብን ስብስብ የሚያመለክት ሲሆን ቤተሰብን የምንለው እናት አባት ልጆችን በውስጡ የያዘ ነውና የነዚህ ድምር ወይም ደግሞ የቤተሰቦች ድምር ደግሞ ማበረሰብ የምንለው ነው ማለት ነው።

ባንድራና መለያ የምንለው አንድን ሀገር ከአንድ ሀገር መለያ ወይም ደግሞ ለመለየት የምጠቀምበት ሲሆን ብዙ ጊዜ በጨርቅ ላይ የተለያዩ ቀለማቶችን በመጠቀም እንገልፀዋለን።

የቤት እንስሳ ከምንላቸው መካከል ውሻ ፣ዶሮ ድመት የመሳሰሉትን ማካተት ይቻላል የዱር እንስሳ ውስጥ ደግሞ አንበሳ ፣ጂብ ፣ነብር ፣ዝሆን የመሳሰሉት ይካተታሉ ::

አትክልት እና ፍራፍሬዎች በተፈጥሮ የምናገኛቸዉ እጽዋቶች ሲሆኑ ለምግብነት ያገለግላሉ ፣ ለምግብነት ወይም ደግሞ ለመጠጥነት ወይም በሚበላ ወይም በሚጠጣ አይነት መልኩ መጠቀም እንቺላለን።

ቤተሰብ የምንለው ብዙውን ጊዜ እናትን አባት እህት ወንድምን ያማከለ ወይም ደግሞ በውስጡ የያዘ መዋቅር ነው ማህበረሰብ የምንለው ደግሞ በጣም ብዙ ቤተሰቦችን አንድ ላይ አዋህዶ የያዘ

የቤት እቃዎች የምንላቸው በቤት ውስጥ የሚገኙ ማንኛውንም እቃዎች ሲያጠቃልል በመአድ ቤት በመኝታ ቤት እንድሁም በዋና ቤት ያሉ እቃዎችን በሞላ የሚያካትት ወይም የሚያጠቃልል ነው።